የኮንተኮ የሚደረግ መስኖ ይህ ስርዓት ውሃን በትላልቅ የኮንክሪት ወይም የፕላስቲክ ታንኮች ውስጥ የሚጠራቀም በስበተ ሀይል ወይም በትንንሽ ፓምፕ የሚታገዝ ወደ እርሻ የሚያስተላልፍ ነው።

የጥርስ ንጽህና ግንዛቤ ማነስ ትክክለኛ የጥርስ መቦረሻ ዘዴዎች እና የጥርስ ብሩሽ ለጥፍ በየጊዜው የመጠቀም አሰላ አስፈላጊ ላይ በቂ ግንዛቤ አለመኖር የሰዎች ባህላዊ የጥርስ ማፅጃ ለምሳሌ ሊፕሲንግ ብቻ ይጠቀማሉ።

የመከፋፈል መስኖ እርሻው በትናንሽ ክፍሎች ይከፋፈላል እነዚህም ውስጥ ከፍተኛ መጠን ያለ ውሀ ወደ ታች ይገባል የመሬት መልክዓ ምድር ሁኔታ በመሆኑ ላይ ይህንን በጣም አነስተኛ ምርጥ ያስገኛል።

የወሲብ ጤና መገልገል ወሲብ ጤና መገልገል ከስነ ወሲብ ጤና ጉዳይ ጋር የተያያዙ የሚመጡ ማህበራዊ መገልገል ስራዎችን ስለ በሽታ ለመናገር ምርምር ለማድረግ ወይንም ህክምና ለማድረግ ይፈልጋል። በተለይ በኤች አይቪ ኤድስ ግብረ ስጋ ግንኙነት የሚተላለፍ ኢንፌክሽን ጋር ተያይዞ ከፍተኛ ነው።

አቦካዶ በኢትዮጵያ በፍጥነት እየተስፋፋ ያለ የፍራፍሬ እርሻ ነው። የውጭ ገበያ ፍላጎት ከፍተኛ በመሆኑ በኦሮሚያ እና በደቡብ ክልል በትላልቅ እርሻ ይለማል። ፍሬው ለጤና ጥበቃ በሚሆን ሀገር ውስጥ እየጨመረ ነዉ።

የህክምና ላቦራቶች ላቦራቶሪዎች ትክክለኛ ለበሽታ ክትትል ወሳኝ ናቸው የጤና ተቋማት ከኬላ እስከ ሆስፒታል ይገኛሉ ፈተናዎች ለማካሄድ የመሳሪያዎችን የኬሚካሎችን እና የሰለጠኑ ባለሙያዎችን በቂ አቅርቦት አስፈላጊ ነው።

የጤና መረጃና ግንዛቤ እጥረት የጤና መረጃና ግንዛቤ ብዙ አዋቂዎች ስለ ተላላፊ ያልሆኑ በሽታዎች መንስኤና አያያዝ በቂ ግንዛቤ የላቸውም ራስን የመከላከልም ያግዳል።

የአዕምሮ ጤና በስራ ቦታ በስራ ቦታ የሚፈጠር ውጥረት እና የአዕምሮ ችግሮች በአሰሪዎች እና ሰራተኞች ዘንድ በቂ ግንዛቤ አይሰጣቸውም። የስራ ቦታ የአዕምሮ ጤና እጥረትም ስላለ ህመሙ እንዲስፋፋ ያደርጋል።

የጥርስ ህክምና ባለሙያ የጥርስ ህክምና ባለሙያ የጥርስ ህክምና ባለሙያ የአፍ እና የጥርስ ጤና አገልግሎት ይሰጣል በሀገሪቱ አብዛኛው የጥርስ ህክምና አገልግሎት በትላልቅ ከተሞች የከተማቸው መሆኑን የገጠር ነዋሪዎች ተደራሽነት ወሳኝነት አለው

የመጀመሪያ ደረጃ የህክምና ስልጠና አሰልጣኞች በስፖርት ወቅት ለሚከሰቱ ድንገተኛ አደጋዎች አጥንት ስብራቶሪ ጭንቅላት ግጭት ፈጣን ትክክለኛ የመጀመሪያ እርዳታ መስጠት ስልጠና የላቸውም።

የታይፎይድ ትኩሳት ታይፎይድ በንጽህና ጉድለትና በተበከለ ምግብና መጠጥ የሚጠብብ ሲሆን ለከባድ ትኩሳትና አንጀት ችግር ንፁህ ውሀ እና ምግብ ለበሽታ መከላከል ወሳኝ ናቸው።

የመንገድ ትራፊክ አደጋ ምላሽ በኢትዮጵያ ከፍተኛ የመንገድ ትራፊክ አደጋ የሚከሰት ሲሆን ለአደጋዎቹ የሚሰጡት የመጀመሪያ ምላሽ ደካማ ነው። ከድንገተኛ ክፍል በፊት ባለው ምላሽ ላይ ሞዋለንዋይ ማብሰስ ወሳኝ ነው።

የተመጣጠነ የምግብ ዝግጅት እና የአነጣጠረ ግንዛቤ ማስጨበጫ ያስፈላጊ ነው ይህ በተለይ ሙሉ ጡት ማጥባት ለስድስት ወር ማወቅ ለፃናት የተጨማሪ ምግብ አሰጣጥ ማስተማርና የንብረት ተጨማሪ የምግብ መጠን ያብራራል

የሪፈራል ሆስፒታሎች እነዚህ በየአንዳንድ ትልልቅ ክልልና ዋና ከተሞች የሚገኙ ሲሆኑ፤ እንደ ዩኒቨርስቲ ሆስፒታል ሆነ የሚያገለግሉ ህንጻዎች ናቸው። ከክልል ከክልል አጠቃላይ ሆስፒታል የሚመጡ ውስብስብ ጉዳዮችን ይይዛሉ እና ህክምና ባለሙያዎች ያሰለጥናሉ።

የሴት ልጅ ግርዛት የሴት ልጅ ግርዛት ምንም እንኳን በህግ የተከለከለ ቢሆንም የሴት ልጅ ግርዛት አሁንም በአንዳንድ የኢትዮጵያ ማህበረሰብ የሚፈፀም ጎጂ ባህል ነው ። ይህ ድርጊት ለከፋ አካላዊ እና ስነልቦናዊ ቀውስ የግብረስጋ ግንኙነት ችግር እና ከወሊድ ጋር የተያያዘ ችግር መንስኤ ነው።

የአይን ህክምና ማእከል የአይን ህክምና እንደ ሞራ ግርዶሽ ቀዶ ጥገና የሚሰጡ ልዩ ህንጻዎች ሲሆኑ አንዳንድ ጊዜ በጎ አድራጎት ድርጅቶች በተደጋጋሚ ጊዜ በነፃ ሲሰጡ እንመለከታለን።

አጠቃላይ ሆስፒታሎች የአጠቃላይ ሆስፒታሎች ውስብስብ የሕክምና አገልግሎት ይሰጣሉ እና የጤና ጣቢያ የሚላኩት ታካሚዎች ይቀበላሉ። እንደ የውስጥ ደዌይ የሕፃናት ሕክምና የቀዶ ጥገና እና የማሕፀን ሕክምና የመሳሰሉ ዋና እስፔሻሊስት ይሠራሉ።

የስነ አእምሮ ሐኪሞች ዕጥረት በኢትዮጵያ ውስጥ የአእምሮ ሐኪሞች ዕጥረት እጅግ በጣም አነሣ ነው ይህም ማለት አንድ ሐኪም የሚከተላቸው የሕምማት ቁጥሮች በጣም ከፍተኛ ነው። ይህም አገልግሎት ጥራት እና ጊዜ ላይ ተጽዕኖ ያሳድራል። ከባድ የአእምሮ ሕመም ያለባቸው ተካሚዎች በአግባቡት ክትትል ያስፈልጋቸዋል።

አይን ሞራ ግርዶሽ ያሉ የአይን ችግር እና የመስማት ችግር በአረጋውያን ላይ የተለመዱ ሲሆኑ ህክምና የማግኘት እድላቸው በጣም ወሳኝና ውስን የመሆኗ አቅም አስጊ ነው።

የሙቀት እና የድርቀት አያያዝ በሙቀት አካባቢ ለሚደረጉ ስልጠና እና ውድድር የሙቀት መከሰት መካከል እና ትክክለኛ የፈሳሽ አቅርቦት ላይ ግንዛቤ እጥረት አለ። የሙቀት ድክመት ለአትሌት ጤና ከባድ አደጋ ነው።

የስፖርት ሕክምና መረጃ ስርዓት የአትሌት የጤና ታሪክ የተከሰተ ጉዳት እና የሕክምና ምላሽ የሚመዘግብ የተሟለ የሕክምና መረጃ ስርዓት የለም ።ይህም ተገቢ ክትትል እና ጉዳት ቀነስ ስትራቴጂ ለማቀድ አስቸጋሪ ነው።

የጤናጣቢያ ሕንፀዎች የወረዳ እና የከተማ ቀበሌ የሚገኙ እነዚህ ሕንጸዎች ለብዙሃንነት ህዝቡ የመጀመሪያ ደረጃ ሕቅምናገርግሎት ይሰጣሉ ሕንፀዎቹ የመውሎጃ ክፍል የላብራትር የፋርማሽን የህክም እና ምርመራ ክፍሎችን ያካትታሉ፡፡

የድንገተኛ ጊዜሕፃናት ሕክምና ለሕፃነት የተለያየ የድንገተኛ ጊዜ ሕክም ና ባለሙያ እና መሳሪዎች እጥረት አለ ሕፃናት ከዋቂዎች የተለየ ሕክም እና ቅርቦት ስለሚፈልጉ አጠቃለይ የድንገተኛ ክፍል እንክብካቤ በቂ ላይሆን ይችላል።

አዲስ የተወለዱ ሕፃናት ሞት አብዛኙው የሕፃናት ሞት የሚከሰተው በህይወት የመጀመሪያ 28 ቀናት ውስጥ ነው። ዋንኞቹ መንሴዎች ያለድሜው መወለድ በወለድ ጊዜ የሚከሰቱ የመተንፈሻ ችግር እና ከውሊድ በኋላ የሚከሰቱ ኢንፌክሽኖች ናቸው።